ይህ በላሊበላ ውቅር አብያተ ክርስቲያን ውስጥ አንዱ የሆነው የቤተ ማርያም ውቅር አብያተ ክርስቲያን ነው ። ይህ ውቅር አብያተ ክርስቲያን ከሰባቱ የላሊበላ ውቅር አብያተ ክርስቲያን ውስጥ አንዱ ነው ።እና ብዙ የቱሪስት መስህብ አለው።

ይህ ዶቭ የተሰኘው የሎሽን ሳሙና ነው። ለቆዳ እና ለተለያዩ ንጽህናን ለመጠበቅ የሚያገለግል ዶቭ የተሰኘው ለቆዳ ጥራት በጣም ተመራጭ ሎሽን ነው።

ይህ የኢፌዲሪ የፌደራል ፖሊስ አባላት ህግን እያስከበሩ የሚያሳይ ምስል ነው። እኒህ ፌዴራል ፖሊስ ህኝ በማስከበር ቀዳማዊ ናቸው።

ይህ ስደተኞች ኢትዮጵያን አቋርጠው ወይም ከአፍሪካ ተነስተው ወደ ተለያዩ የውጭ ሀገር ባህር አቋርጠው ሲሄዱ የሚያሳይ ፎቶ ነው። በዚህ ስደት ብዙ የሞት አደጋወች ይከሰታሉ።

የኢትዮጵያ የምድር ባቡር የሆነው ከኢትዮጵያ ወደ ኬንያ የሚሄደው የኢትዮጵያ የምድር ባቡር ነው። እንግዲህ የኢትዮጵያ የምድር ባቡር በጥንት የተመሰረተ አሁን ላይ አገልግሎት እየሰጠ የሚገኝ ፤ ኢትዮጵያ በጣም ታዋቂ የሆነችበት ነው።

ይህ ሰው ጸረ አረም በማጥፋት ላይ የተሰማራ አንድ የግብርና ባለሙያ ነው።

ይህ በኢትዮጵያ በጣም በታክሲ ሙያ ላይ በተሰማሩት የራይድ አገልግሎት የሚዉሉት መናሃሪያ ነው ፤ እነኚህ እንግዲህ በመደወል ወይም ኦላይን ላይ በማዘዝ በፍጥነት የሚገኙ ታክሲዎች ናቸው።

ይህ ፔንሳ የተሰኘው ለጉጠትና የተለያዩ ሚስማሮችን ለመንቀል፤ የተለያዩ ብረቶችን ለመጠምዘዝ የሚውል ቀላል የሆነ የእጅ ማሽን ነች።

ይህ ሻሎም የተሰኘው የህክምና ክሊኒክ ለፋሲካ ልዩ ቅናሽ ማድረጉና በጣም ጥሩ የተለየ አገልግሎት መስጠቱና ማስታዎቂያ ፎቶ ነው።

እነዚህ ሰራተኞች በጨርቃጨርቅ ስራ ላይ ተሰማርተው ሲሰሩ ያሳያል።

ይህ አፈር አሲዳማ በመሆኑ ምርቶችን ከጥቅም ውጭ እያደረገ ነው የሚል የአሚኮ ዘገባ የተዘገበበት መጽሄት ነው።

ይህ ባህላዊ በሆነ መልኩ አንድ ልጅ እጁን ተሰብሮ ጥገና እየተደረገለት የሚያሳይ ምስል ነው ። እንግዲህ በዚህም መልኩ ባህላዊ ህክምናዎች ለተለያዩ ስብራቶችና ለተለያዩ ውልቃቶች መፍትሄ ይሰጣሉ።

ይህ አንጋፋ የሆነው የአሚኮ ወይም አማራ ሚዲያ ኰርፖሬሽን አርማ ነው። ይህ አርማ በባህር ዳር ይገኛል። ይህ የስርጭት ማእከል።

ይህ ዘመናዊ ጫማ ማሥቀመጫ ነው። ይህ ጫማ ማስቀመጫ እንግዲህ የተለያዩ የጫማ አይነቶችን የሚያስቀምጥ የቤት እቃ ነው። በጣም ያምራል። እና ያው በጥራትም ሆነ በጽዳት ለማስቀመጥ ይጠቅማል።

ይህ በትግሬ እና በተወሰኑ በሰሜኑ አማራ ክልል የሚከበረዉ የአሸንድየ በዓል ሴት ልጃገረዶች አሸንድየን ተሰብስበዉ ለ7 ቀን ያከብሩታል። እና ይሄ በዓል በወሎ አካባቢ የተለመደ ነዉ።

እነዚህ የማህበረሰብ ክፍሎች ተፋሰስ ለልማት ወጥተው ተፋሰስ እየገነቡ ይገኛሉ። ይህ ተፋሰስ የተለያየ የወባ ወረርሽኝን፣ የተለያየ የሆኑ ነገሮችን ለመከላከል የሚደረግ ልማት ነው። እና...

እኚህ በጣና ወንዝ ላይ ሰፍረው የሚገኙ አዋፋት የአሳ ሲሻማላቸው እና ሲመገቡ የሚያሳይ ፎቶ ነው። እኚህ ወፎች በ አሳ አጥማጆች ናቸው አሳ የሚያጎርሳቸው።

ይህች ሁለት ሰው የሚችላት የጀት ወይም ደግሞ በራሪ አውሮፕላን ነች። ይች አውሮፕላን ኢዩ አስራሶስት ትባላለች።

ይህ ምስል ጌታችን መድሃኒታችን እየሱስ ክርስቶስ የተሰቀለበት መስቀል ተቸንክሮ የሚያሳይ የጥበብ ስእል ነው። ከቆዳ ላይ የተሰራ ስእል ነው።

ይህ የልብስ ማጠቢያ ማሽን ሲሆን የሚሰራው በመብራት ሀይል ነው። የተለያዩ ልብሶች ይገቡበታል። አጥቦ ያወጣል። ለተለያዩ የንግድ ስራወችም ያገለግላል። ይህ የቤት እቃ።

ልጃገረድ ፀጉሯን ስትሰራ የሚያሳይ ፎቶ ነው ።እንግዲህ ወደ አምስት ተከፍላ ስትሰራ የሚያሳይ ከላይ ወደታች የተነሳ ፎቶ ነው። አሁን ይሄ ፎቶ የሴት ልጆቻችን ወይም የሴት እህቶቻችን የዕለት ተዕለት ስራቸው ነው። መሰራት እንዲ መሰራት ወይም ፀጉራቸውን ማስተካከል ።

ይህ በዘመናዊ እርሻ የመሰብሰብ ሂደት ነው ይህ እንግዲህ አንድ እርሻን ወደ ዘመናዊነት የመቀየር ግብርናን ወደ ዘመናዊነት የመቀየር ውጤት ነው ።

ይህ አይሱዙ የቀላል ጭነት መኪናዎች አይሱዙ ተሽከርካሪ ነው። እና ይህ አይሱዙ የተለያዩ ትንንሽ እቃዎችን ለማጓጓዣነት የሚዉል የጭነት መኪና ነው።

ይህ የንግድ መለያ ትራየንግል የተሰኘው የጎማ ምርት ሲሆን፤ ለተለያዩ ተሽከርካሪዎች ልዩነት ናቸው። ጎማ የሚያቀርብ ድርጅት ነው። በጣም ትጉ የሆነ ድርጅት ነው።

ይህ የጀንፎ ምርት የሆነው እና የሚዘጋጀው ከ አጃ የሚዘጋጅ ገንፎ ነው ።ብዙ ጊዜ ለወላድ እናቶች ነው የሚዘጋጀው ምክንያቱም ሰውነታቸውን ለማጠንከር ሲባል...

ይህ ጫማዎችን ነው የሚያሳየን ፤ ሆልስታር ተብለው የሚታወቁትን ጫማዎች ነው የሚያሳየን።

ይህ ኢትዮጵያን ወክሎ የሚሮጥ የአንድ አትሌት ምስል ነው። የማራቶን ውድድር ነው። እና ኢትዮጵያ በማራቶን ውድድር መሪ ነች።

ይህ በምስሉ ላይ ይምናየው ጎጂ ከሆኑት ባህላዊ ድርጊቶች መካከል አንዱ የሆነው የእንጥል ማስቧጠጥ ድርጊት ነው። እና የተለያዩ ህጻናት በዚህ መልኩ ለኤቻይቪ እና ለተለያዩ በሽታዎች እየተጋላጡ መሆኑ ነው።

ይህ የጭነት አገልግሎት የሚውለው የሲኖ ትራክ ምርት የሆነው መኪና ነው። የተለያዩ መጓጓዣ አና የተለያዩ ጭነቶችን ከቦታ ቦታ ለማጓጓዝ የሚውል የመኪና አይነት ነው።

ይህ የሲኖ ትራክ ምርት የሆነዉ ወይም ለጭነት አገልግሎት የሚዉለዉ መኪና ነዉ። ይህ ገልባጭ መኪና ማዳበሪያ ሲያመላልስ ወይም የጭነት ምርቶችን ሲያመላልስ የሚሳይ ፎቶ ነዉ።

ይህ ጌትሽ ማሞ ተቀበል በሚሰኘው ዘፈኑ የቪድዮ ሙዚቃ ነው ይህ ሙዚቃ በጣም ተወዳጅነትን ያገኘ በኢትዮጵያ ዘንድ በጣም ተወዳጅነትን እና የተደመጠ ሙዚቃ ነው ። ይህ ሙዚቃ ከእሁድ እስከ እሁድ የተሰኝው ዘፈኑ ነው ።

ይህ የጸጥታ ሀይላት ህግን ሲያስከብሩ ወይም ደግሞ በጋዜጠኞች እና በፌደራል መከላከያ ኃይል መካከል ያለውን ትንቅንቅ ያሳያል።

ይህ አማራ ልማት አቀፍ ማህበር አልማ አርማ ነው። አልማ የተለያዩ የመሰረተ ልማቶችን የሚያካሂድ ማህበር ነው።

ይህ ትምህርት ቤት የህፃናት መማርያ ቦታ ሲሆን ቃላትን የሚማሩበት ቦታ ነው ። እና ለህፃናት እንደዚህ ሳቢ እና ማራኪ በሆነ መልኩ ቃላትን እንዲማሩ የሚያደርጉበት ቦታ ነው ይህ ቦታ ።

ይህ በምስሉ ላይ የምትመለከቱት የአዊ ብሔረሰብ ዞን አለባበስ ነው የቀሚስ ልብስ ነው። እና ይህ በቀይ እና በነጭ ያሸበረቀው ቀሚስ በጣም ሳቢ እና ማራኪ የሆነ የኢትዮጵያን ባህል የሚገልፅ አለባበስ ነው ።

ይህ አንዲት ህጻን ልጅ ጸጉሯን ስትሰራ የሚያሳይ ነው። በተለያዩ ነገሮች ህጽናትን ጸጉሯን እንደተሰራች የሚያሳይ አንድ ምስል ነው።

ይህ የፋሽን ትርኢት በኢትዮጵያ ልጃገረዶች በቀሚስ ልብስ የሚያቀርቡት በክት ልብስ ወይም ቀሚስ ልብስ የሚያቀርቡት ፋሽን ጊዜ ነዉ።

ይህ አምቦ ጠበል የተሰኘው መጠጥ ነው ። አንድ ለእናቱ በተሰኘ እና ሁሉም ይደምቃል የሚል መርህ አለው የአምቦ ጠበል ።

ይህ አንድ ኩሽና ቤት ሲሆን ፤ ግርግዳው ላይ የተለጠፈ መደርደሪያ አለው ፤ በጣም ደስ የሚል የከተማ ቤት የሆነ አንድ የኩሽና ቤት ነው።

ይች አንድ ኢትዮጵያዊት ወጣት በአደይ አበቦችን ይዛ ያለች የሚያሳይ የመስከረም ወር የሚበቅሉ አበቦችን ይዛ ወይም የተስፋ መምጫዉን እያበሰረች ያለች ኢትዮጵያዊት ነች።

አጠር ብላ ከሁለት አግዳሚ ጠረንጴዛዎች እና ከሁለት ክብ ወንበሮች የተሰራች ደስ የምትል፣ በጣም የለሰለሰች ጠረንጴዛ ነች።

ይህ ሶፋ ምስሉ ላይ ተቀምጧል። እና ይህ ሶፋ ሶስት ሰው የመቻል አቅም አለው። የተሰራው ከጨርቃጨርቅ ነው። እና የጣውላ አለበት። የተሰራው ጨርቃጨርቅ ነው።

ይህ ኦሮማይ የተሰኘው በበአሉ ግርማ የተደረሰው መጽሐፍ መቼቱን ኤርትራ ያደረገው ይህ መጽሐፍ ብዙ ቅጅዎችን መሸጥ የቻለ የበአሉ ግርማ ድንቅ መጽሐፍ ነው።

ይህ የመሰረተ ልማት አንድ ማህበረሰብ ወጥቶ የመሰረተ ልማት በደብረታቦር አካባቢ ያሉ አርሶ አደሮች ወጥተዉ መሰረተ ልማት ሲሰሩ የሚያሳይ ምስል ነዉ።

ይህ የጢስ አባይ ኮሌጅ መለያው ነው። የጢስ አባይ የትምህርት መስኮች ስልጠና ይሰጣል። አምስት መቶ ሰባ ተማሪዎች በላይ አስመርቋል።

ይህ የመዝናኛ እና የመናፈሻ ቦታዎች በጠቅላይ ሚኒስቴር ዶክተር አብይ አህመድ አማካኝነት እየተገነቡ የሚያሳይ ምስል ነው።

ይህ የክልል ጸጥታ ሀይል አባላት ስብሰባ ተሰብስበው የሚያሳይ እና የክልሉን ጸጥታ እንደት ማስከበር እንዳለባቸው እየተማከሩ ያለበት ምስል ነው።

ይህ ስሚዛ ይባላል። የሚበቅለው ሳይተከል የሚበቅል ነው። ለአጤ ር መጠበቂያነት የሚውል ስማዛ ነው የሚባል።

በኢትዮጵያ ብሎም በአፍሪካ ረጅሙ የአባይ ወንዝ ነው።

ይህ አካባቢ በኢትዮጵያ የስምጥ ሸለቆ መደምረስ ያጋጠማቸው ቦታዎች ነው ። አሁን ላይ እንደመናፈሻ ወይም እንደመዝናኛነት ያገለግላል ። ግን የተፈጠረው በስምጥ ሸለቆ አማካኝነት ነው ወይም በእሳተ ገሞራ አማካኝነት ነው ።

ይህ ጌጣጌጥ ልጃ ገረዶች የሚሰሩት የስፌት አይነት ሲሆን ግራምጣ እና ወስፌ በመጠቀም እና ክር በመጠቀም የሚሰሩት በጣም ውብ የሆነ ።

ይህች ብቻዋን የምትመለከቷት የመጸዳጃ ቤት ስትሆን የተለያዩ በሽታዎችን ለመጠበቅ በገጠራማ አካባቢዎች የምትሰራ ሽንት ቤት ነች ። እና ሁሉም ሰው ሽንት ቤት እንዲጠቀም ምታበረታታ አይንት ሽንት ቤት የማኅበረሰብ ሽንት ቤት ነች ።

ይህ የቴክኖ፣ የሳምሰንግ፣ የሁአዌይ እና የ ዜድቲኢ የሞባይል ምርቶች አንድ ላይ የሚታይ ምስሎች ናቸው። እና እኒህ ለመደዋወል እና ለተለያዩ ጥቅሞች የሚውሉ ስልኮች ናቸው። ስልኮች!

ይህ ከቲማቲማ እና ከተለያዩ ከካሮት እና ጎመን የሚሰራ ምግብነው ::ይህ የምግብ ጣፋጭ ይመስላል አቀራረቡም በጣም ደስ በሚል መልኩ ቀርቧል ::

ይህ የጎንደር አለባበስ የሆነው የቀሚስ አለባበስ ነው። ይህ እንግዲህ ባህላቸውን ሲያስተዋውቁ እንዝርት ሲፈትሉ የሚያሳይ የሲኒማ አይነት ወይም የሙዚቃ ስራ ነው።

ይህ መዋኛ ግን እንዳያለው እና በጣም የሚያምር ሆቴል እና ደስ የሚል ሆቴል የተለያዩ ምኝታ ቤቶች ወይም እንግዳ መቀበያ ያሉት ሆቴል ትመለከቱኝ እንደዛ ነው። እና በጣም ሳቢ ነው።

ይህ የባህል ምሽት ቤት ሲሆን ያው ምሽታቸውን በኢትዮጵያ ባህል ያሸበረቁ እና የተለያዩ ጭፈራዎች የተለያዩ ብሔሮች የተለያዩ ብሔረሰቦች ትርኢታቸውን ባህላቸውን የሚያሳዩበት መሸታ ቤት ነው።

ላርጎ በመባል የሚታወቀው የፈሳሽ ሳሙና ምርት ነው። ልብሳችንን ለማጠብ እና ለማጥራት ያገለግለናል።

ይህ ማር ምርት፦ ማር በማምረት ላይ የሚገኙት የዘመናዊ ንብ ቀፎዎች ነው እንግዲህ ማር የተለያዩ ጥቅሞች እንዳሉት ይታወቃል እና መንግስት ይህን ሊያበረታታ ይገባል።

ይህ አዲሱ የ5 ጂ ኢትዮቴሌኮም ያስጀመረዉ በጣም አዲሱ በጣም ሀይለኛ ፈጣን ስፒድ ያለዉ ኢትዮጵያን ወደ ዲጂታል አለም እዉን የማድረግ በሚል የተነሳ የአዲሱ ኢትዮቴሌኮም ራዕይ ስኬት ነዉ።

ይህ የፋሲለደስ ግንብ በአሁኑ ሰአት እየተሰራ የሚገኘው የፋሲል ግንብ ነው። ይህም በንጉሠነገስቱ ዘመን የተሰራ አሁን ላይ በጣም ለቱሪስት መስህብነት የሚውል የፋሲል ግንብ ነው ይህ ግንብ።

ይቺ ዘፋኝ ነቃ ጥበብ በመባል የምትታወቀዉ ፍቅር አዲስ ነች። እና በሙዚቃ ጥበብ በጣም ብዙ የተደመጠላት አልበም ነዉ። እና ተወዳች አርቲስት ነች በኢትዮጵያ።

ይህ ቁምሳጥን የተለያዪ ጫማዎች ማስቀመጫዎች እና የተለያዪ ቁሳቁሶች ማስቀመጫ የቤት እቃ ሲሆን በቤት ዉስጥ ቁጭ ብሎ የቤተሰብ አባላት የየራሳቸውን እቃ የየራሳቸውን ልብስ የሚያስቀምጡበት እቃ ነው።

ይህ አረንጓዴ ሎሚ ወይም ያልበሰሉ ሎሚወች ክምችት ሲሆኑ እነዚህ ሎሚወች ሲበስሉ ወደ ቢጫነት ነው የሚቀየሩት እና የተለያዩ ጥቅሞች አሉት። ጤና እስከበመጠበቅ የተለያዩ ጥቅሞች አሉት ይህ ሎሚ።

ይሄ ልጆች የሚያከብሩት የቡሄ በአል ሲሆን፤ የቡሄ በአል ደብረታቦር ላይ የሚከበር እና ዳቦ በመለመን የበግ ለምድ ለብሰው ነው በአሉን የሚያከብሩት።

ይች ኢትዮጵያን የምትወክል አንድ ጠይም የሆነች ልጃገረድ ቡና ስትቆላ እና ስታፈላ የሚያሳይ ምስል ፎቶ ነው። ይህ ልጃገረድ ያው የኢትዮጵያዊ ዘር አላት። ጥቁር ነች። በዘለለ ቡና እያፈላች ነው። ቀሚሷን ለብሳ።

ይህ የመጽሐፍ መደብር ሲሆን የተለያዩ መጽሐፍ የሚሸጡበት መጽሐፍ የሚሸጡበት የመጽሐፍ መደብር ነው።

ይህ አንድ በሬ ከታረደ በሁላ የሚታይ የ አመጋገብ ስነስር አት ነው ምላስ ጨንጓራ ጨው አና የመሳሰሉት ቀርበው ይታያሉ።

ቡና ቤቶች ብዙውን ጊዜ መክሰስና ቀላል ምግቦችን የሚያቀርቡ ሲሆን ምግብ ቤቶች ደግሞ ሙሉ ምናሌ ያላቸው የተለያዩ ምግቦችን ያቀርባሉ።

ይህ የአጋዝን የሆነዉ የዱር እንስሳ ነዉ። አሁን ላይ የመጥፋት አደጋ ተጋርጦበት ያለዉ ይህ እንስሳ ምክንያቱም የሰዉ ልጅ አደን በጣም አሰየደረሰበት ያለዉ የዱር እንስሳ ነዉ። ይህ እንስሳ

ይህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ-ክርስቲያን የሚከበረው ጥር 11 የሚከበረው የጥምቀት በዓል የከተራ በአል ነው። በጣም ሳቢ እና በጣም ደስ የሚል በዓል ነው።

ይህ የኢትዮጵያ ባህላዊ ምግብ የሆነው ዶሮ ወጥ ነው። እና እንቁላል ከመሃሉ ላይ አለ። በጣም ተወዳጅ ነው በኢትዮጵያ። ለበአላትና ለተለያዩ የበአል እለት የሚዘጋጅ ወጥ ነው።

ይህ እንደምትመለከቱት በገንዳ ላይ የዋና ውድድር ሲያካሂድ የሚያሳይ ወጣቶች ምልክት ነው። ይህ የዋና ውድድር እንግዲህ ባህር ዳርን ጨምሮ ብዙ የክልል ክለቦች በፌደራል እንደዚህ አይነት ውድድሮችን ያካሂዳሉ።

ይህ መሰረተ ልማት የኮንዶሚኒየም መሰረተ ልማት የቤት ንብረት የማድረግ የቤት ባለንብረት ለማድረግ የሚደረግ መሰረተ ልማት ነው።

ይህ የኤሊክትሪክ ምድጃ በኤሌክትሪክ የሚሰራ እና በጣም ሀይለኛ እና አንዳንዴ በባዮ ጋዝ አማካኝነት የሚሰራ ቶሎ ለማብሰል የሚያገለግል ሀይለኛ እንፋሎት ያለው ይህ የኤሌክትሪክ ምድጃ ነው።

ይህ የተለያዩ ሸቀጣሸቀጦችን መሸጫ ቦታ ሲሆን እንደምታዩት ካሮት፣ ድንች፣ ሽንኩርት እና የተለያዩ ምርቶችን ይገኙበታል። እዚህ ሱቅ ላይ።

ይህ ቆሎ የተሰኘው ከበሰላ ማሽላ ከበሰለ የሚዘጋጅ ቆሎ ነው እና በትንሹ ይቆላል ከተፈለፈለ በኋላ ቆረቆንዳው ከተለየ በኋላ በትንሹ ይፈለፈላል። ከዛ ይቆላል።

ይህ ታሪክ ቴሜቴ የሎሚ ሽታ ተብሎ የተፃፈ መፅሀፍ ነው ።ቴሜቴ የሚለው አንድ ታሪክ ተደርጎ የተፃፈ ነው።

ይህ ባለማተብ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ-ክርስቲያን መለያ የሆነ የማተብ ምልክት ነው። እና የተለየ የመስቀል ቅርጽ አለው።

ይህ ጉዳይ የተሰኘው በኢትዮጵያ ተወዳጅ የወይን መጠጥ ነው። ይህ መጠጥ እያደረ የመጠጥ ኳሊቲው ወይም ጥራቱ እንደሚጨምር ይታወቃል።

ይህ ከኮንትኔር የተለያዩ እቃዎችን መጓጓዣነት የሚውለው ከኢትዮጵያ ከውጭ ለምታስመጣቸው እቃዎች የተሸከመ ኮንቲነር ነው ይህ ኮንቲነር።

ይህ እዉቁ የሆነውን የኢትዮጵያን ምድረ-ገጽታ የዉጭ ሀገር ተወላጅ የሆኑት መጠው ሲጎበኙ የሚያሳይ ምስል ነው። ይህ ምስል በኢትዮጵያ ለዚያ የሚታወቁት ብዙ የሚጎበኙ እና ድንቅ የሆኑ ቦታዎች አሏት።

ይህ በመሰረታዊ የልማት አገልግሎት እየተገነባ ያለው ቦታ በጎንደር አካባቢ ፣ በወሎ እና በተለያዩ አካባቢዎች እየተገነባ የአለው የኮሪደር ልማት የሚያሳይ ምስል ነው። ይህም መንግስታችን በጣም እየሰራበት ያለ ስራ ነው።

ይህ በጥንካሬው እና በማራኪነቱ የሚታወቀው የአዳማ እና የጎንደር ቁርቆሮዎች ምርት ናቸው። እንህ የቁርቆሮ ምርቶች

ይህ ዶክትሬቱን ሲቀበል የሚያረጉት የማዕረግ ልብስ ነው። ከላይ ከረባት አለው እና ያው የዶክትሬት መገለጫ ነው። ይህ የምረቃን ጋወን

ይህ የባህር ዳር እየተጓዘ ያለ አንድ የአዞ ምስል ነው። ይህ አዞ እንድሁም ተናካሽ እንደሆነ ይታዎቃል። እን ኧ...

በአዲስ አበባ ተደጋጋሚ የመሬት መንቀጥቀጥ ንዝረት እየተሰማ ነው የሚል ዜና ኢቢሲ የዘገበው እንደሆነ የሚያሳይ ዜና ነው ።

ይህ የሸምበቆ እፅዋት ነው። ይህ እፅዋት ውስጡ ክፍት የሆነና ለቀርቀሀ አግልግሎት የሚውል እፅዋት ነው ።እና ለተለያዩ ወንበሮችንና የተለያዩ የቤት እቃዎችን ለመስራት ያገለግላል ።

ይህ በኢትዮጵያ ብሎም በአፍሪካ ረጂሙ የሆነው የአባይ ወንዝ ተፋሰስ ሲሆን መነሻውን ሰከላ አድርጎ እስከ ኤርትራ ድረስ የሚፈሰው የአባይ ወንዝ ነው።

ይች አንድ ህጻን ጸጉሯን ስታበጥር የሚያሳይ ምስል ነው። ይህ ያው እንደተለመደው የኢትዮጵያውያን ጸጉር ነው። ጥቁር እና የተረጋጋ ጸጉር ባህሪ ያላት ልጅ ነች።